በምስሉ ላይ የወንድ ልጅ በምስል ላይ ተመልክተናል ወሊድ ጥቅሙ ብር እንዳይበላሽ አድርጎ ለመያዝ ፎቶዎችን ሌላም በቀላሉ አንድ ላይ አድርገን እንዳይሰረቁ የሚያደርግልን በአንድ ላይ ቀላል አድርጎ የሚይዝልን የቦርሳ ዓይነት ነው።

ሆላንድ ዲያሪ ሆላንድ እርጎ በጣም ታዋቂ በተለይ ደግሞ በኢትዮጵያ በጣም በጣዕሙ ራሱ የሚለይ በጣም ተወዳጅ የእርጎ አይነት ነው። ሆላንድ ዮገርት በጣም ተወዳጅ ከመሆኑ የተነሳ ሰዎች ውጪ ሌላ እንቀምስም ሲሉ በጆሮዬ ሰምቻለሁ።

በአለማችን ላይ ብዙ ፏፏቴዎች እንዳሉ እናውቃለን። ፏፏቴ በጣም ለ ቱሪዝም መስህብነት በጣም ከሚጠቀምባቸው የውሃ አካላት ውስጥ አንዱ ሲሆን፤ እንደ ኢትዮጵያ ብንመለከት ብዙ አይነት የፏፏቴ አይነቶች አሉ። ለምሳሌ ባህርዳር አቅራቢያ የሚገኘው የጢስ አባይ ፏፏቴ በጣም የሚያምርና ለቱሪስቶች በጣም መስህብ የሆነ የ ፏፏቴ አይነት ነው።

በምስሉ ላይ የምንመለከተው በአንድ የኢትዮጵያ ገጠር አማራ ስፍራ ያስመለከተናል በውስጡ ብዙዎች ብዙ ፍየሎች ብዙ የእስ እንስሳቶች በምስሉ ተመልክቷል ቤቶቹ በጭድና ጎጆ ቤት መሆናቸውን ምስሉ መረዳት እንችላለን

በምስሉ ላይ ከገጠራማው የኢትዮጵያ ክፍል የተነሳ ምስል ሲሆን በምስሉ ላይ ደሮ ሲሻሻጡ በገዢ እና በሻጭ መካከል ያለውን የንግድ ግንኙነት ፎቶ ለማሳየት ሞክሯል ብዙ እናቶች እና አባቶች በዚህ የገበያ ማዕከል ውስጥ እንደሚገኙ ከፎቶው መረዳት እንችላለን።

በምስሉ ላይ ማስታወቂያ ወይምታፔላ ተለጠፎ እየተመለከትነው ወደፊት አደባባይ ተገኘ ተሻገር ወደ ግራ ተክለሃይማኖት አደባባይ ታገኛለህ የሚያሳይ የቴድሮስ አደባባይ በምስል እያስመለከተናል የተነሳው አዲስ አበባ ውስጥ ነውነ።

ተመልክተናል ሙዚቀኛው የለበሰው ሸሚዝ ሲሆን ሸምሱ ላይ ያለው ሰማያዊ ልብስ እንደለበሰ በምስሌ ተመልክተናል

የመኪና መስታወት እና መለዋወጫ ሲሆን የ97 77 ይህ ማስታወቂያ ሰዎች ቦታ መጥተው እቃቸውን ዋጋ እንዲገዙ የሚረዳል የማስታወቂያ ጥቅም ነው

በምስሉ ላይ ሁለት መኪናዎች እንመለከታለን አንዱ ነጭ ሲሆን አንደኛው ደግሞ ቀይ ነው። በመኪናው በስተቀኝ በኩል ሰብሰብ ያሉ ሙሽራን ያጀቡ ሚዜዎች እንመለከታለን ከነሱ ጀርባ ደግሞ በጣም የሚያምር ሃይቅ ወይም ደግሞ የውሀ አካልን ወንዝ ተመልክተናል።

በምስሉ ላይ መዋቢያና ወይም ራሱን የመጠበቂያ ለሚያምርና ሚስጥር በሚል ወተትን ከእርድ ጋር በመቀላቀል ፊትን በመቀባት ቆዳ ላይ ያለ ጡር ነገራቶችና ለማጥፋት ከምንጠቀምባቸው ውስጥ አንዱ ነው

በምስሉ ላይ የመኖሪያ ቤት ተመልክቷል በመኖሪያ ቤት ውስጥ እንደምንመለከተው ሁለት አምፖል አንድ መስታዎት አንድ መስኮት ወንበርና ጠረጴዛ ሶፋዎች ተመልክተዋል ሌላኛው ክፍልም በጎን እንዳለ መመልከት እንችላለን።

አይቀመጡ የሚል ጽሁፍ ተቀምጠዋል የተጻፈው በኮሮና ምክንያት ኮሮና ከአንድ ሜትር በፊት ከቀረብን ቫይረ በኤርፖርት ውስጥ የተደረገ ሰውን ከሰው የማራራቅና ቫይረሱ እንዳይነካ ለማድረግ የተደረገ ስራ ነው

በምስሉ ላይ ባለ ሁለት ወለል የትንጠለለ ቤትን ያስመለክተናል። ቤቱ በግምት ከ 500 ካሬ በላይ እንዳረፈ ሲገመጥ የቤቱ ጥቁር ይኖረዋል በጣም መስታዎቶቹ ደግሞ ወደ ውጭ የሚያሳዩ ወደ ውስጥ ግን ለማሳየት የሚከለክሉ የመስጠት አይነት እንደተጠቀሙ ከምስሉ መረዳት እንችላለን።

በምስሉ ላይ ራስ ሆቴል ተመልክቷል ይህ ሆቴል አራት ወለል ሲሆን በጣም ተውድ ውድ የሆኑ ምግቦችን እናመጣችን በታወቃል ወይም የሚገኘው በባህር ዳር ከተማ ሲሆን የህንፃ በጣም ታዋቂና በጣም ባለ ሃብቶች የሚገቡበት የሆቴል ሆቴል ነው

በምሱሉ ላይ የምንመለከተው ቪላ ቤት ሲሆን ቪላ ቤቱ ትልቅ በር ከጎር ቤታቸው ደግሞ በአለ አንድ ፎቅ ጎር ቤት እንዳለው መመልከትን ችላለን። ቤቱ ሁለት የውሃ መጠረቀሚያ ታንከሮቹ ወይም ሮቶዎች እንዳሉት መመልከትን እችላለን።

በምሱል ላይ ብዙ ኢትዮጵያዊ የሆነ ሰው ሊይሳሳለት ሊጓጓለት የሚችለው በዓመት በዓል ብቻ ሊገነኙ የሚችለውን ስጋ ተንጠልጥሉ እንመለከታልን። ይህ ጋ ስጋ ቆራጩ በምሱ ላይ እንደምንመለከተው ይህ ቡፌ እንደሆነ ያስተውቀል። ምክንያቱም ሰሃን የያዘ ሰው በምሱል ላይ መመለከት እችለናል።

በምስሉ ላይ ጋሜ የተባለ የጌጣ ጌጥ አይነትን በምስሉ ላይ ተመልክተናል ።በምስሉ ላይ በእጅ የተሳለ ሲመስል በጥቁር እስራዝ የተሳለም ነው ከጋሜ የተባለ ጌጣ ጌጥ በአናት ላይ የሚደረግ የጌጣ የጌጥ አይነት ነው።

ብዙ ሴቶቻችን አሁን ደግሞ ወንዶችም የመጡ ነው እየባሰባቸው ነው መዋቢያ ወይሚ ውበት መጠበቂያ ውበት የሚጠላ ነገር ሆነው ሳይሆን ግን እንደ ሴቶች መሆን ያስፈልግም በምሱላይ የምንመለከተው 1ቶፐ ማት ዓማታ ተጠቀሚው የሚል 1ቶ% በጣም ለውጤሚ ያመጣ የእርድ ጭማቂ እና ከወይራይዜት ጋር ቀላቅላ ፊቷን ስትቀባ በምሱላይንመለከታለን

በምስሉ ላይ የባህር ዳር ከነማ አርማን እያስመለከተን ነው ይህ በንዴራ ወም አርማ በ 1973 እንደ ኢትዮፒያ ቆጣጠር እንደተመሠረተ ከምሱል መርዳትንይችላለን ያው የባህርዳር ውሃ እንደ አካላማ መሆኑን ለማዕግለዝ የመርከብ እየቀዘፈ ታንኳን እየቀዘፈ በምስሉ ይንመለከታለን ከፊቱ ላይ ደግሞ ዘንባባ ታዋቂ መሆኑን ያስመለክተናል ከታች ላይ ደግሞ የጢሳባያን ፏፋቴ ለማስገባት ይቻሉበት ነገር በጣም የሚያምር ነው

በምስሉ ላይ ሦስት ቆነጃጅት የሀበሻ ልብስን የለበሱ እንስቶችን በምስሉ እየተመለከት ነው። ሦስቱም የለበሱት አንድ ዓይነት የጥለት ዓይነትና የርብራብ አይነት ሲሆን እነዚህ ሴቶች ጸጉራቸውን እየተባቡ በምስሉ የእንመለከታለን።